በምስሉ ላይ የምንመለከተው የኤሌክትሮኒክስ ዕቃ ቴሌቪዥን በመባል ይታወቃል ይህም እንደምታዩት ሙስሊም በትልቁ የሚያሳየነው ቴሌቪዥን እንዴት ይሰራል እንዴትስ እናገኛለን?

ይህ በምስሉ ላይ የምንመለከተው ነጋሪት ጋዜጣ ነው። ነጋሪት ጋዜጣ በአገራችን በኢትዮጵያ የነበረ የጋዜጣ አይነት ነው። ጋዜጣ በስንት አመተ ምህረት ስራውን አቁመ።

በምስሉ ላይ የምንመለከተው ቦታ አማራ ክልል የምንናየው የምናገኘው ቦታ ሲሆን በአረንጓዴ የተሸፈነ ወንዞች አካባቢ የሚገኝ ቦታ ነው ይህ ቦታ ምን ተብሎ ይጠራል?

ይህ በምስሉ ላይ የምንመለከታቸው የህግ አስከባሪዎች ናቸው የህግ አስከባሪዎች ሌት ቀን ሳይሉ ሰላምን ለማስፈን እየሰሩ ይገኛሉ። አንድ የህግ አስከባሪ የህግ አስከባሪ ለመባል ምን ምን ነገሮች ያስፈልጉታል?

ይህ በምስሉ ላይ የምንመለክተው ማሽን ነው። ይህ ማሽንን ጥቅሙ ፔንዚል ለመቅዳት ነው። በማዲያ አካባቢዎች እናይዋለን። የዚህ ማሽን ዋጋው ምን ያህል ነው። ከማዲያውጅ ስከይት ሊያሰጡት ይችላሉ።

ይህ በምስሉ ላይ የምንመለከተው የስደትን አስከፊነት ነው። ጥሩ ነገር እናገኛለን ብለው ከሀገር ወጠው ጥሩ ያልሆነ ነገር ሲደርስባቸው እንመለከታለን። ስደት ጠቃሚ ነው ወይን ጎጂ?

ይህ በምስሉ ላይ የምንመለከተው ጉዞ እና ቱሪዝምን የሚያጠቃልል ነው። ይህም ሰዎች ነገ የተሻለ ነገር እናገኛለን በሚል ምክንያት ሀገራቸውን ለቀው ይሰደዳሉ። ስደት ላይ ምን ምን ችግሮች ሊያጋጥሙ ይችላሉ?

ይህ በምስሉ ላይ የምንመለከተው ጥንታንዊ የሆነ ድልድይ ነው ይህን ለድሮ ዘመን የተሠራ ለመጓጓዝዣነት ሲጠቀሙ በነበረው ድልድይ ነው አሁን ጋር ጅም አገልበት በመስተትራይ ይገኛል ይህ ድልድይ ምን በለመባል ይጠራል?

ይህ በምስል ላይ የምንመለከተው ንቃት የተባለች ትንሽዬ መርከብ ናት ይህች ሰዎችን ከቦታ ቦታ የሚታንቀሳቀስ የምታዝናና ሀይ የምትጓዝ ትንሽ የመርከብ አይነት ናት።

ይህ በምስሉ ላይ የምንመለከተው የፖለቲካ ሰው ናቸው። ይህም ሰው አቶዎ እግዳቸው ረዳ በመባል ሊታወቃሉ እኝህ ሰው ከፖለቲካ ውጪ ሥራ አላቸው? ካላቸው ሥራ ወምንጅ ነው?

ይህ በምስሉ ላይ የምትመለከቱት የቤት እንስሳት ውሻ ነው። ዉሻ በብዙዎች ዘንድ ተወዳጅነት አለው። በሀገራችን የዉሻ ዋጋ ስንት ነው?

ይህ በንስሩ ላይ የምትመለከቱት በአፋር አጋቢ የሚገኝ በበርሃላይ የሚገኝ ቦታ ነው ይህ ቦታ ንብባል ይጠራል?

ይህ በምስል ላይ የምንመለከተው የተሽከርካሪ አይነት ሰላም ባስ ይሰኛል። ይህ ባስ በቀን ምን ያለ ሰውን ከገጠር ወደ ከተማ ወይም ከከተማ ወደ ገጥር ማመላለች ይችላል?

በምስር ላይ የምንመለከተው ቡና ሲፈላ ቅደም ተከተሉ ነው ይህ የቡና ፈላል በኢትዮጵያ ላይ የምንከተለው የቡና ፈላል ሂደት ነውቡና ሲፈላ ቺስ ይችሳል ቺስ ጥቅሙ ምንድ ነው

በምስሉ ላይ የምትመለከቱት የምግብ ዓይነት ነው ይህ የምግብ ዓይነት በኢትዮጵያ የተለመደ የምግብ ዓይነት ነው ማለትም እንቁላል በእንጀራ ተደርጎ ማለት ነው ይህ የምግብ ዓይነት ዋጋው ምን ያህል ይሆናል?

ይህ በምስሉ ላይ የምንመለከተው በአገራችን በኢትዮጵያ ባህላዊ መጠት የሆነ ጠጅ እንመለከታለን። ከላይም ጠጅ የመስራት ሂደቱን እናያለን፤ ጠጅ ከምንከምን ይሰራል አገልግሎቱስ ምንድን ነው?